በምስሉ ላይ ሙዚቃ መሳሪያዎች መካከል ልንጠቅሳት የምንችለው ዋሽንት ናት። ዋሽንት እንግዲህ የትንፋሽ ሙዚቃ መሳሪያ ነው በእሳት አልፎ አልፎ በመቅደድ በመንደል ወይም ደግሞ በመብሳት በትንፋሽ በመንፋት ድምፅ የሚያወጣ የትንፋሽ ሙዚቃ መሳሪያ ነው።

በሙስሊም ላይ ከመጣ አይነቶች መካከል አንዱ የሆነውን ጋዜጠኛ መልክተናል ቡና አይላል እንግዲህ ነጻ የሆነ መጠጥ እንደሆነ በዚህ አለ ማለት ነው

በዚህ ምስል የምናየዉ በጣም በአበባ የተሞላ የመስከረም ወቅት ይመስላል ።በአበባ የተሞላ አካባቢን ነዉ የምንመለከተዉ አበባዉም የሱፍ አበባ ነዉ።

ተመስሉ ላይ እንግዲ መሳሪያዎችን እንመለከታለን እነዚህ እነዚህ መሳሪያዎች ለሙዚቀኞችና ለዘፋኞች የሚያገለግሉ የሙዚቃ መሳሪያዎችን በዚህ ምስል ላይ በብዛተ ተሰባስቦ እንመለከታለን።

በዚህ ምስል ማስታወቂያ ሲሆን ምንመለከተው ማስታወቂያውም አስቸኳይ ፓስፖርት ለማውጣት የህክምና ማስረጃ ጊዜ የመኖሪያ ፈቃድ ያለው ለባለ ሚስት ለልጅ ፓስፖርት ላይ ጊዜው ያለፈ የተመታ ካለ ለማሳደስ ለመንግት ራ ጉዳይ ለስብሰባ ለአስመጭና ላኪ ከፍተኛ ግብር ከፋይ ለእነዚህ ሁሉ እንደሚያሰሩ ለማስታወቅ የወጣ ማስታወቂያ ነው

ይህ በተለያዩ በቢሮው ውስጥ ከምንጠቀምባቸው መሳሪያዎች አንዱ ሲሆን፤ ይህም አገልግሎቱ ወረቀቶችን ወይም ኃይሎችን አንድ ላይ አስሮ ለመያዝ ወረቀቶችን በ 1 ላይ ለመብሳት የሚያገለግለን የቢሮ ማሳሪያ ነው።

በዚህ ምስል ላይ በርካታ የዮኒቨርስቲ የከፍተኛ ትምህርት ተመራቂዎች የምርቃት ልብስ እና ኮፍያ አድርገው በጣም በርካታ ተመራቂዎችን በአዳራሹ እንመለከታለን።

በምስሉ ላይ በመጽሐፍት ሽፋን ሲሆን የምናየው በቢጫ ከለር ከላይ ዙበይዳ የሚል መካከል ላይ ደግሞ እያጠፉ የሁለት ልጃገረዶች ምስል ተስሎ የሚታይበት ከታች የዘንባባ ምስል እና ከዘንባባው ሥር ደግሞ ሌሎች የተለያዩ ነገሮችን እናያለን።

በምስሉ ላይ የምንመለከታቸው የግር ኳስ ተጫዋቾች ይመስላሉ። ቀይ ማሊያ ለብሰው በአንድ ላይ ተሰባስበው ፎቶ እየተነሱ እንመለከታለን። ከጀርባቸው የጎሉ መረብ እና ጎሉን እንመለከታለን።

በዚህ የምንመለከተው በገና ሲሆን በገና የአውታር ወይም የሙዚቃ መሳሪያዎች ተብሎ ሊጠራ ይችላል አገልግሎቱ ብዙ ጊዜ እንስሳዊና ቤተ ክርስቲያናዊ ነው ቅዱስ ያሬድ ይደረድረው የነበረው መንፈሳዊ መዝሙር ቤተክርስቲያን መሳሪያ ነው።

በምስሉ ላይአንድ አባት አርሶ አደር እንመለከታለን ዉሃ እያጠጣ እፅዋቶችን እያለማ እንመለከታለን ማለት ነው። እፅዋቶች ለሰው ልጅ በጣም ጠቃሚ የሆኑ ሲሆኑ እነሱን እያለማ በምስሉ ላይ እንመለከታለን።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

በጠርሙስ እና በጠጅ ብርሌ የተሞላ ጠጅ ነን እንመለከታለን ቀለሙ በጣም ደስ የሚል እና ቀለም ያለው እንመለከታለን ማለት ነው እና ቀድሞ ጠጅ ብርሌም ሞልቶ በምስሉ ላይ እንመለከታለን

በዚህ ምስል የምንማለከተው ምግብ ሲሆን የምግብ እንግዲህ እንጀራ ሰርቪስ ላይ ተደርጉ ትንሽ ወጥ ተደርጉ እና ሌላው ደግሞ በዕቃ ሁለት ዕቃ ላይ ቃርያ ያለው ወጥ ተደርጎ ቴብል ላይ ተቀምጦ እንደሁም ደግሞ ማንኪያ ቴብሉ ላይ ተቀምጠ እንመለከታለን።

በዚህ ምስል ቶቶት የባህል ምግብ አዳራሽ ይላል። ቶኦቶ ትራዲሽናል ሬስቶራንት የሚል ጹፍ እንመለከታለን በመካከል በርካታ ሰዎች ጭፈራ እየጨመሩ እንደዚሁ እንመለከታለን።

ይህ ደግሞ በቅዱስ ላሊበላ ካህናቱ ካባ ለብሰው ጠምጥመው እያገለገሉ ወረብ እያቀረቡ እንመለከታቸዋለን ይህም እንግዲህ ከቅዱስ ላሊበላ ነው ምስሉ የተወሰደው ማለት ነው።

በምስሉ በርካታ ትክልቶች እና ፍራፍሪዎች ተደርድረው እናያለን ከዚህ መካከል እንግዲህ ጎመን ቲማቲም ብርቱካን እነዚህን እናያለን ማለት ነው። እና ከእነዚህ መካከል ቀንሳ ለመስራት ከመደርዴሪያ እያወጣች እንመለከታለን ማለት ነው።

እዚህ ምስል ላይ ጠረጴዛ ላይ እየተቀዳ በብርጭቆ እየተሞላ እየተቀዳ ጠላ እንመለከታለን ማለት ነው። ጠላ በቀላሉና በቤት ውስጥ እናቶቻችን ያዘጋጁት የሚችሉት የአልኮል መጠጥ አይነት ነው እና ለበዓል እንዲሁም ለገበያ እያዘጋጁ የሚሸጡት በቤት ውስጥ በቀላሉ የሚዘጋጅ ነው።

በምስሉ የእስልምና ተከታዮች ታላቅ አባት የሆኑ ሼክን በምስሉ ላይ እንመለከታለን። ከላይ ነጭ ጥምጣም ጠምጠም አድርገዋል እና በምስሉ ላይ እነሱን እናያለን።

በምስሉ ላይ ሶስት ሴቶችን እንመለከታለን። ሁለቱ በጭንቅላታቸው ሸክም ተሸክመዋል በማዳበሪያ አድርገው። አንዷ ደግሞ ትንሽዬ ልጅ ነች። ከነሱ ዝቅ ብላ በቁመትም እንመለከታለን። እና አካባቢው በጣም አረንጓዴአማ የሚያምር ተፈጥሮ ያለው አካባቢን እንመለከታለን።

በዚህ ምስል ላይ የተቆረጠ እንጨት ላይ የቆመችን ወፍ እንመለከታለን። ይች ወፍ እንግዲህ ከአንገቷ በላይ በጣም ጠቆር ያለ እና ወደታች ደግሞ ግራጫ ቀለም ያላት ወፍ እንመለከታለን።

በምስሉ የምንመለከተ ኤሌክትሮኒክስ ቃ ሲሆን የካሜራ አድሮነች እና በትለየ ቦታ የተንቀሳከሰች በሰማይ ላይ ፎቶን እንዲታነሳልን በእጃችን እየተቆጣተር ያንከሳከስ የምንልካት የኤሌክትሮኒክስ መሣሪያይነት በምስሉ ላይ እንመለከታታለን፡፡

የፊት ማዳትን ወይንም ደግሞ ቡግርን ለማስለቀቅ የሙዝ ልጣጭን በፊቱ ላይ ወይንም በፊቷ ላይ የሚቀባ እጅን በዚህ ምስል ላይ እየቀባ እንመለከታለን ማለት ነው።

በምስሉ የምንመለከተው ሕንፃ ላይ አለርት የድንገተኛ አዴጋ ሕክምና ማእከል ይላል። እንግዲ ድንገተኛ አደጋ ሲያቃጠመው ሰው የህክምና አገልግሎት የሚሰጥበት ሕንፃ እንደሆነ በምስሉ ላይ መመልከት ይችላል።

በምስሉ ላይ ትልቅ ህንፃ እና ከህንፃው ስር የተለያዩ አትክልት እና ፍራፍሬዎች ተዘርግተው እንመለከታለን። ቲማቲም፣ ቀይ ሽንኩርት፣ ነጭ ሽንኩርት፣ ድንች እንመለከታለን ማለት ነው።

በዚህ ምስል ባህላዊ የመጓጓዝ አይነቶችን አህዮችን ጭነው የሚሄዱ ሰዎችን እንመለከታለን ከፊት ወንድ ከኋላ ሴት ጭነው እየሄዱ እንመለከታቸዋለን በምስሉ ላይ።

በምስሉ ላይ ሜዳማ ቦታ እና የተለያዩ እፅዋቶችን አልፎ አልፎ ደግሞ በጣም ገደላማ መልከአ ምድር ያላቸው ቦታዎችን በዚህ ምስል ተመልክተናል።

በምስሉ ላይ የምንመለከተው በተለያዩ የእንቁላል መደርደሪያዎች ላይ በጣም በርካታ እንቁላሎች ተደርድረው ነው የምንመለከተው። ይህ እንግዲህ ለማህበረሰቡ ለሽያጭ የቀረበ ይመስላል። እና በጣም በርካታ እንቁላሎችን በምስሉ ላይ ተመልክተናል።

በዚህ ምስል ባንዲራ እንመለከታለን። ባንዲራው እንግዲህ ሁለት ቀለማቶችን ይዟል። በዳር እና በዳር ቀይ ቀለም በመካከል ደግሞ ቤጫ ቀለምን ይዞ እንመለከተዋለን።

በምስሉ ላይ እንግዲህ ጠላ እየተቀዳ ነው የምንመለከተው የሚቀዳበት ቦታ ደግሞ ቶፋ ወይንም ጭንቁላ በመባል የሚጠራው ከሸክላ የሚሰራ የቤት ውስጥ እቃ ነው። ጠላ እንግዲህ በቤት ውስጥ እናቶቻችን የሚያዘጋጁት የመጠጥ አይነት ነው።

በዚህ ምስል ላይ የኢትዮጵያ ኦርቶዶክስ ቤተክርስቲያን መስከረም የሚከበረውን የመስቀል የደመራ በዓል ምስል እንመለከታለን። ደመራው ተደምሮ በሳት ተቃጥሎ ምዕመናኑ እያከበሩ ጧፍ እያበሩ እናያለን።

በምስሉ ላይ በርካታ መኪናዎችን እና በጣም በሚያምር ዲዛይን የተሰራጀመንገድ ላይ መብራቶን ታላላቅ ህንፃዎች በዚህ ምስል ላይ እንመለከታልን።

በምስሉ ላይ ማዲያትን ወይም የፊት ብጉርን ለማስለቀቅ ሙዝ እንደሚያገለግል ለማሳየት የሙዙ ተልጦ እንዲሁም ያልተላጠ ሙዝ ከጎን እና ከጎን ደሞ ማዲያት ነገር ፊቷ ላይ ያለባት ሴት ምስል በምስሉ ላይ እናያለን።

በዚህ ምስል የምንመለከተው ለስ-ነህንፃ ግንባታ የሚውለውን ወይም የሚያገለግለውን ሲሚንቶ መጋዝን ውስጥ ተደርድሮ እንመለከታለን። በጣም በርካታ ከረጢት ሲሚንቶ እንመለከታለን።

በምስሉ ላይ እንግዲህ ወበትን ለመጠበቅ ከሚያገለግሉት የኮስሞቲክስ እቃዎች መካከል ልጅቱ በእጇ ይዛ የምናየው አንዱ ተጠጠቃሽ ነው ማለት ነው። ይህ ለፊት ጥራት የሚያገለግል ሲሆን ልጅቷ በእጇ ይዛ እንመለከታለን።

በዚህ ምስል የምንመለከታቸው የኢትዮጵያ ኦርቶዶክስ ተዋሕዶ አባት የሰሜን ወሎ ሀገረ ስብከት ሊቀ ጳጳስ አቡነ ኤርሚያስ ናቸው። አቡነ ኤርሚያስ እንግዲህ በጣም ደግ አባት በመባል የሚታወቁ አባት ናቸው። እና እነሱን በምስሉ ላይ እንመለከታለን።

በዚህ ምስል የምናየው በጣም ብዙ ጌጣጌጦች ያሉበት ተሰቅሎ የምናየው ጌጣጌጥ ነው ማለት ነው በምስሉ ላይ እንደምንመለከተው።

በምስሉ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህናት ጠምጥመው አልባሳት ለብሰው ጥላ ይዘው በዓል እያከበሩ ዘንባባ ይዘው በዚህ ምስል ላይ እንመለከታለን።

በምስሉ ላይ የቢሮ እቃዎችን እንመለከታለን ከነዚህም መካከል ጠረጴዛ ፣ኮንፒውተር፣ ወንበር፣ ከስር ደግሞ ሸራ ወለሉ ላይ ተነጥፎ እነዚህን ሁሉ እንመለከታለን። እነዚህ እንግዲህ በቢሮ ውስጥ አገልግሎት የሚሰጡ እቃዎች ናቸው።

በዚህ ምስል የምናየው በርካታ አትክልት እና ፍራፍሬዎችን ሲሆን በማዳበሪያ ተቆጥሮ ደበሪያውን አቆመው እንመለከታለን። ድንች፣ ቀይ ስር፣ ካሮት፣ ቀይ ሽንኩርት እነዚህን ሁሉ መመለሰከት ችለናል።

በዚህ ምስል ጠረጴዛዎች ላይ በጣም በርካታ ተማሪዎች ተቀምጠው እየተማሩ እየፃፉ ወደ መምህራቸው እየተመለከቱ እንዲሁም ደብተራቸውንም የሚመለከቱ ተማሪዎችን እንመለከታለን።

በዚህ ምስል ሁለት የተሞሉ ብርጭቆዎች እና አንድ የጠጅ ብርሌ በአንድ ጠረጴዛ ላይ ተቀምጠው እንመለከታቸዋለን።

በምስሉ ላይ ከአትክልትና ፍራፍሬዎች መክከል የሚጠቀሰው በጣም ጣፋጭ የሆነው በጣም ቀልጦ ለመቆረጥ ደርሶ የምንመለከተው የአፕል ፍሬ ነው። እና ይህ በጣም ጠቃሚ እና ጣፋጭ የሆነ የአትክልት አይነት ነው።

በዚህ ምስል ከአትክልትና ፍራፍሬዎች ውስጥ የሚጠቅሰው ከሮትን እንመለከታለን። ካሮት የሚባሉት አንድ ላይ ተሰብስብ ላይን ጥራት የሚጠቅም የአትክልት አይነት ነው።

ይህ አዳራሽ በጣም በርካታ ጠረጴዛዎች እና ወንበሮች አሉት። እናም ለዝግጅት እና ለተለያዩ ነገሮች የሚያገለግል አዳራሽ ነው። እንግዲህ በጣም በርካታ ሰዎችን ሰብስቦ መያዝ የሚያስችል አዳራሽ በምስሉ ላይ ተመልክቷል።

በምስሉ ላይ ሁለት ብርጭቆዎች ላይ የተሞሉ መጠጦች እና እንዲሁም ደግሞ የጠጅ ብርሌ ከሆዱ ከታች ሰፋ ያለ አነገቱ ቀጠን ያለ መያጃው ከአንድ ጠረጴዛ ላይ ተቀምጠው እናያለን።

ይህ የሳይንስ እና ቴክኖሎጂ ሚኒስተር አርማ ነው። አርማውም እንግዲህ የተለያዩ የምስል ቅንጅቶችን ይዞ እንመለከተዋለን በክብ ቅርፅ ማለት ነው።

በዚህ ምስል ከመጓጓዣ እና ተሽከርካሪዎች መካከል የሆነችውን ነጭ ተሽከርካሪ እንመለከታለን። ከፊት አንድ ጎማ ብቻ ነው ያላት እና ሹፌሩ እያሽከረከር መሪውን ጨብጦ እንመለከታለን። ከጎን ሙሉ በሙሉ ባይሆንም እንደዚሁ አንድ ተሽከርካሪ በተጨማሪ እናያለን።

በምስሉ ላይ የዕስልምና ሀይማኖት ተከታዮችን ተሰብስበው እንመለከታለን። ወደ ውስጥ እያዩ እና የህግ አስከባሪዎች እየተቆጣጠሯቸው እንመለከታለን። አንድ አባት ፂማቸውን በቀይ ቀለም የቀቡ መስገጃ የያዙ ከውስጥ እንመለከታለን።

እዚህ ምስል እንግዲህ እናቶችን ነው የምንመለከተው። መካከል ላይ ያለችው በራሷ ሸክም ተሸክማለች የጎጃም ሴቶች ይመስላሉ ምክንያቱም ብዙውን ጊዜ በጭንቅላታቸው የመሸከም ልምድ እና ሀቅም ያላቸውወደዛ አካባቢ ስለሆኑ። ከኋላቸው አረንጓዴ እፅዋት እንመለከታለን።

ቦኤዝ መኮረኒ ይላል የሱበርማኬት ምርት ነው። መኮረኒ እንግዲህ እንደምናውቀው በሱበርማርኬት የምናገኘው የሱበር ማርኬት ምርት ነው ይህም ከስንዴ የሚዘጋጅ እሱን በዚህ ምስል ላይ ተመልክተናል።

በምስሉ ላይ በጣም በርካታ ፍራፍሬዎችን እንመለከታለን ከእነዚህም መካከል አናናስ፣ ሙዝ፣ ማንጎ፣ ሽንኩርት፣ ብርቱካን እና ሌሎችም ፍራፍሬ አይነቶች ተመላክተዋል።

በምስሉ ላይ ህክምና የሚሰጥን እጅ እና እግር እንመለከታለን እንግዲህ ባህላዊ ህክምና ይመስላል የእጅ ጓንት በማድረግ እግሯን እያሸ ወይም እየጠገነ እንመለከተዋለን።

በዚህ ምስል በርካታ የጦር መሳሪያዎች እንመለከታለን። እና እነዚህ የጦር መሳሪያዎች ከነ ካዝናቸው እና ከነ ማያ መነፀር ወይንም ደግሞ ካሜራቸው ተደርድረው እናያቸዋለን።

በምስሉ ላይ የጎንደር ዮኒቨርሲቲ አርማ ሲሆን የምንመለከተው ሰማያዊ ክብ እና በቢጫ ቀለም ጎንደር ዮኒቨርሲቲ ወይንም ደግሞ ዮኒቨርስቲ ኦፍ ጎንደር የሚል ፅሁፍ እና በካከል ላይ የአፄ ፋሲልን ግንብ እንመለከታለን።

በምስሉ ላይ የተለያዩ የትምህርት ቁሳቁሶችን እንመለከታለን። ከእነዚህም መካከል የተለያዩ የትምህርት አይነቶችን መፃህፎችን እንመለከታለን። ለምሳሌ ሒሳብ መፅሐፍ አካባቢ ሳይንስ መፅሐፍ አማረኛ መፅሐፍ እንመለከታለን።

በምስሉ ላይ በጣም በርካታ ምሰሶዎች ያሉት የተፈለፈለ የቅዱስ ላሊበላ ቤተክርስቲያንን እንመለከታለን። ንጉሥ ቅዱስ ላሊበላ ራሱ በእጁ የፈለፈለውን ቤተክርስቲያን በምስሉ ላይ እንመለከታለን።

በዚህ ምስል በጣም ብዙ ህጻናትን እንመለከታለን። መካከል ላይም መምህራኖች አሉ። ለዚህም መለያ የሚሆነው ጋወን ለብሰው ስላየናቸው ነው። እና በርካታ ህጻናቶችን እየተቆጣጠሩ እንመለከታለን።

በምስሉ ላይ መኖሪያ ቤቶችን እንመለከታለን። ከውጭ በዛፍ እና በተለያዩ በእንጨቶች ታጥሮ ታጥሮ በአጥር የተከበበ ቤት እንመለከታለን በጣም ረጃጅም ዛፍ ከቤቱ ጎን እንመለከታለን።

ይህ በወይና ደጋ አካባቢ የሚበቅል የእፅዋት አይነት ሲሆን ሾሀማ እና ፍሬው ሳይደርስ አረንጓዴ በደንብ ሲበስል ደግሞ ቢጫ የሚሆን የእፅዋት አይነት ነው። ስሙ ገበር እንቧይ ይባላል።

በዚህ ምስል መሰንቆ የሚመታ ሰው እንመለከታለን። መሰንቆ እንግዲህ ከጭራ የሙዚቃ መሳሪያዎች መካከል ውስጥ የሚጠቀስ ነው እና በምስሉ ላይ ማሲንቆ የሚመታ ሰውም እንመለከታለን።

በምስሉ ላይ የተቆራረሰ እንጀራን እና የእንጀራው አይን ላይ በርበሬ ዱቄት ተነስንሶበት በዚህ ምስል ሰርቢስ ላይ ተደርጎ እንመለከተዋለን።

በምስሉ ላይ የምንመለከተው በቤት ውስጥ በብዛት ሊጠቅመን እና ሊያገለግለን የሚችል አስፈላጊ አቃ ሲሆን ይህም ቁም ሳጥን ነው። ከታች መሳቢያወች አሉት የተለያዩ እቃዎችን እና ልብሶቻችንን ለማስቀመጥ የሚያገለግለን የቤት ውስጥ ቁሳቁስ በምስሉ ላይ ተመልክቷል።

በዚህ ምስል የመኖሪያ ቤት እንመለከታለን በመኖሪያ ቤቱ አካባቢ አረንጓዴ ሳር እንመለከታለን በመካከል መንገድ አለ በመንገዱ እየሮጠ ወደቤት የሚገባ ህፃንም እንመለከታለን።

በምስሉ ላይ አንድ ህግ አስከባሪ አካል ወይንም ደግሞ የፖሊስ ልብስ የለበሰ ሰው ዘሎ ደረጃ እየወጣ እንመለከተዋለን። እና ቀኝ እግሩ ከላይ ወጦ እግራ ግሩ ከታች ረግጦ እንመለከተዋለን።

በምስሉ የምንመለከተው የሱበር ማርኬት ምርት ሲሆን ይህ ምርት እንግዲህ ስጋ ነው ስጋ ተቆራርጦ ተከትፎ ለመሸጥ በቃ ተደርጎ ወይንም ደግሞ ተገዝቶ ወደቤት መጦ ጠረጴዛ ላይ ተደርጎ ሊሆን ይችላል እቃ ላይ ተደርጎ እንመለከተዋለን።

በምስሉ ላይ ከአትክልትና ፍራፍሬዎች መካክል ልንጠቅሰው የምንችል እና ሲበሉት በጣም የሚጣፍት በደንብ ጣፋጭ የሆነ ፍራፍሬ ነው ማለት ነው። ይህም ፍራፍሬ ስሙ ዘይቱና ይባላል። በቆላማ አካባቢ የሚበቅል የፍራፍሬ አይነት ነው።

በምስሉ ላይ በጣም ውብ የሆነ በጣም የሚያምር ዲዛይን እና ቀለም ያለው ዘርፍ ያለው ጋቢ የለበሰ ሰው በዚህ ምስል እናያለን።

ይህ በኢትዮጵያ ኦርቶዶክስ ቤተክርስቲያን የጋብቻ ስነስርአት ሲሆን በተክሊል የተጋቡ ሙሽሮችን እንመለከታለን። ፊታቸውን ወዲያ አዙረው ከበስተጀርባቸው የተወሰደ ምስል ነው። እና ይህን በዚ ምስል እንመልከታለን።

በዚህ ምስል የምንመለከተው አካባቢው ገደላማና እና እፅዋታማ ሲሆን እንግዲህ ለመሸጋሪያ የተሰራ ረጅም እና ሰፊ ድልድይን በምስሉ ላይ እንመለከታለን።

በምስሉ ላይ የተለያዩ ፑሎችን እንመለከታለን፤ የፒል ቴብሎችን። እና ፑል ቤት ነው፤ በጣም በርካታ ፑሎችን እናያለን። የመጨረሻው ፑል ላይ ወጣቶችን እናያለን እየተጫወቱ። እና በየፑሉ የፑል ድንጋይ እና የፑል እስቲኮችን እንመለከታለን።

በምስሉ ላይ አንዲት ልጃገረድ ጀሪካን አጋድማ በገመድ ተሸክማ ወደዚህ እየተመለከተች እናያታለን እንግዲህ ውሀ ቀድታ የሚያሳይ ምስል ነው።

በምስሉ ላይ ዜና ቀርቦ ነው የምንመለከተው ሰዎች ተሰብስበው እንመለከታለን። እና የአዲስ አበባ ከተማ አስተዳደር በኮሪደር ልማት ዙሪያ ከተለያዩ ህብረተሰቦች ጋር ያደረገው ውይይት ይላል እና ውይይት እንዳደረጉ የሚያሳይ ዜና ቀርቦ እንመለከታለን